ከባድ እስፓርቶችን መስራት ከአዳጋ ነጻ አይደለም አትሌቶች እና ተጨዋቾች ከባድ የአካል ጉዳት ሊያጋጥማቸዉ ይችላል ። በዚህም ምክንያት የስፓርት ህክምና የፊዚዮ ትራብ እና ተሀዲሶ ለስፓርት አለም ከምንም በላይ አስፈላጊ ነዉ።

ሁሉም ተማሪዎች ወጥ የሆነ የደንብ ልብስ መልበሳቸው በተማሪዎች መካከል ያለውን ውጫዊ የደስታ ተማሪዎች የትምህርት ቤት ሲመጡ ትምህርታቸው ብቻ እንዲያተኩር ይረዳል ይህ ስርዓት ለመማር ማስተማሩ ሂደት ከፍተኛ አስተዋጽኦ ያበረክታል።

በቀን እንክብካቤ ውስጥ ያሉ የፈጠራና የኪነጥበብ እንቅስቃሴዎች የልጆችን ስሜታዊ እድገት ይደግፋሉ። እንደ መሳል፣ ቀለም መቀባት፣ መዝፈን፣ መደነስና ቀላል የእደ ጥበብ ስራዎችን መስራት ልጆች ራሳቸው እንዲገዙና ስሜታቸው እንዲይስተናግዱ ያላቸዋል።

ቤተክርስቲያን እና መስጊድ የመሳሰሉ የሃይማኖት ተቋማት ለተከታዮቻቸው መንፈሳዊ ትምህርትን ብቻ ሳይሆን ስነምግባርን ትህትናንና ለሌሎች ማዘንን ያስተምራሉ በነዚህ ቦታዎች የሚሰበሰቡ ሰዎች ከወንጀል ሰላማዊ ዜጋ ሆነው እንዲኖሩ የሚያስችል የሆነ የትምህርት ክፍሎች ናቸው።

በከተሞች የሚከሰተዉን የጎርፍ አደጋ ለመቀነስ ይረዳል። አስተዋጽኦ ያደርጋል።

የፓስፖርት አገልግሎት ዋና አላማ ዜየጎች በአለም ደረጃ እንዲቀሰቀሱ የሚያስችሉት መስጠት ነው ኢትዮጵያ ትምህርት ለህክምና ወይም የመጀመሪያ

ተማሪዎች መረጃዎችን በስራት እንዲቀበሉ ይረዳል ተማሪዎች ሀሳቦችን በቀላሉ እንዲረዱ በተግባር እንዲያያቸው እና ያላቸውን ተሳትፎ ለማሳደግ ጉልህ አስተዋጽኦ ያደርጋል። እውቀትን የማግኘት ችሎታው የሚለካ እውቀትን የማግኘት ይማ ጉልበት እና የመጠቀም ችሎታው ሲጨምር ነው።

የዩኒቨርሲቲ ትምህርት ብዙ ጊዜና ተማሪዎች በይወታቸው ውስጥ ለረጅም ጊዜ በፈተናዎችና በምደባቸው የሚያሳዩትና ጠንካራ ልምድ ወደፊት ማንኛዉንም ችግር ለመቋቋም ያስችላል።

ቤተመጻሕፍት ሀሰተኛ መረጃን መስፋፋትን በመከላከል እውነተኛ እና የታመነ መረጃን ያቀርባሉ። እንደ መረጃ ባለሙያዎች ፣የቤተመፅሀፍት ሰዎች ትክክለኛ የመረጃ ምንጮች ከሀሰተኛ የመለየት ክህሎቶችን ያስተምራሉ። ይህም ዜጎች በዲጅታል አለም ውስጥ የሚሰጡትን መረጃ በትችት እንዲያዩት ያግዛል።

በእየቀኑ እንክብካቤ የሚሰጠው የመጀመሪያ ደረጃ ትምህርት የአዕምሮ እድገትን በእጅጉ ያበረታታል ፕሮግራሞች ብዙውን ጊዜ ቀላል የሆኑ ፊደሎቻችን ፣ቅርፆችን እና ቀለሞችን በጨዋታ በመሆኑ የልጆችን የማወቅ ጉጉት ያነሳሳል።

መረጃ ትምህርት በወጣቶች መካከል ያለው የጤናና ደህንነት ግንዛቤ ትምህርት ውስጥ ስለጤና አጠባበቅ አመጋገብ ወሲባዊ እና የመራቢያ ጤናና የአእምሮ ጤና ጉዳቴ መከተል ወጣቶች ጤናማ ውሳኔዎችን እንዲወስነ ያግዛቸዋል

ቤተ መጻፍት ለህዝብ የሚሰጡ ነጻ የኢንተርኔት እና የኮምፒተር አገልግሎቶች የማህበረሰቡ ኢኮኖሚ ስራ ፈላጊዎች እንዲመሩ የሚል አካውንት እንዲከፍቱና

ዳይቢንግ ከተወሰነ ከፍታ ላይ ወደ ውሃ ውስጥ በመዝለል በተለያዩ የአኮች እንቅስቃሴዎች የሚወዳደሩበት ስፖርት ነው ድፍረት የሰውነት ቁጥጥር እና ትክክለኛ የሰውነት አቀማመጥ ወሳኝ ናቸው።

ጥሩ የአጠቃላይ ትምህርት መሰረት የሌለው ሰው ብልዩ የሙያ ትምህርቶች ለመሰማራት ይቸገረን ለምሳሌ የኢንጂኒየሪንግ ትምህርት ለመከታተል የሚያስብ ተማሪ ጥሩ የሂሳብ እና የፊዚክስ መሰረት ከአጠቃላይ ትምህርት ማገኘት አለበት።

በስፖርት ዩዙፕ ኢኮሎሚን በስቃሴ ያለበት አለም ፍ ኢንዱስትሪን ይሽ ኢንዱስትሪ ለብዙት ሰዎች የስራደድ ይፈለም ከትኬት ስያጭ ከመትታወቂያ ከተደገች ስርጭት መብት ካፕተኛዎች መዛሪ ያስገኛ ነው፡፡

እስክወርት በተለይም በደህ ሀገሮች ውስጥ ለብዙ ወጣቶች የተሻለ ሕይወት የሚገኝበት ዋና ይህመውጨ መንገድ ነው በትጋት እና በጭሎታን ወደ ከፍተንያደረጃ መውጣት የድነትና በልስ ሰብር ወደ መውጣት እና ቤተሰብድ ለመረዳት ያስቸለል፡፡

በከተማቱ ውስጥ ያሉ የህዝብ ፓስፖርች ለብዙ ዓይነት ወፈኩች ነፍስት እና ትራንሽ ንስሳት መተሪያ ይሆናል የከተማ ምርካምር ሙሉ በሚኖሽ ገባ እነዚህ ቦታዎች ብቸኛ የቲፈጥሮ መጠኪያዎች ናቸው የብዛያ ሀይዎት ተበቃም ናቸው።